የስፖርት ዜና ከዜናዎች መካከል የስፖርት ዜና ተጠቃሽ ነው። ስለ አንድ ስፖርት ወይንም ለምሳሌ ስለ ኳስ፣ ስለ ቴንስ፣ ስለ ሩጫ የሚያወራ አይነት ነው። ከስፖርት ዜና የሚመቻቹ